የትምህርት መፅሄቶችንና ብሮድካስቲንግ ተጨማሪ እውቀትና መረጃ ለተማሪዎችና ለመላው ማህበረሰብ የሚያደርሱ መገናኛ ዘዴዎች ናቸው። ከትምህርት ቤቱ ውጭ ትምህርታዊ ይዘቶችን ተደራሽ ለማድረግ ይረዳሉ።

ኢንተርናሽናል ኮሚንቲ እስኩል በኢትዮጵያ አጅግ ጥንታዊ እና ታዋቂ ሲሆኑ አለማቀፍ ት/ቤቶች አንዱ ነዉ። በአሜሪካ እና ትምህርት ስርአት ላይ የተመሰረተ ሆኖ ያዉ ያለማቀፉን በካሎሬት ፕሮግራም በመከተል ይታወቃል።

አምቦ ዩኒቨርሲቲ በኢትዮጵያ ካሉ ተቋሞች አንዱ ነው ዩኒቨርሲቲ ተቋም ነው በኦሮሚያ ክልል የሚገኝ በግብርና እና አካባቢ ጥበቃ ላይ የምርምር ስራዎችን የሚሰራ ተቋሙ

ልዩ የጥበብ እና ባህል ትምህርት ቤቶች አርት ወይም ካልቸራል ስኩል የምንላቸው በሙዚቃ፣ በስዕል እና በትወና ዘርፎች ላይ የሚያተኩሩ ልዩ ማዕከላት ናቸው።

የመቄት ሁለተኛ ደረጃ ትምህርት ቤት በደቡብ ወሎ የሚገኝ ሲሆን በገጠራማ እና ከፊል ከተማ አካባቢዎች ለሚገኙ ተማሪዎች የላቀ ሁለተኛ ደረጃ ትምህርት እድል በመስጠት ይታወቃል የትምህርት ቤቱ ውጤቶች ከአካባቢው ነባራዊ ሁኔታ አንፃር ሲታይ እጅ አበረታች ነው።

ባህር ዳር ፖሊ ቴክኒክ ቀደም ብሎ የነበረ ቢሆንም አሁንም በቴክኒካል ትምህርት የጨርቃ ጨርቅ እና በአልባሳት ለልጠኝ ተማሪዎች ስልጠና ይሰጣል።

የፋይናንስ እውቀት ሰዎች ገንዘባቸውን በአግባቡ ማስተዳደር፣ መቆጠብና እና የገንዘብ አጠቃቀም በተመለከተ ዕውቀት የሚሰጥ ነው። ትምህርቱ የብልጽግና የግልን ፋይናንስ ለማሻሻልና አነስተኛ ኢንተርፕራይዞችን ለመምራት ይረዳል።

የአርባምንጭ ቴክኒክና ሙያ ኮሌጅ እና አሳ አሰጋገር ዘርፎች ላይ የሚያተኩር የአርባምንጭ ቴክኒክና ሙያ ኮሌጅ ነው። እንግዲ ይሄ የአሳ አስጋሪነት ዘርፎች የሚያሰለጥን ነው።

የመከላካያ ሰራዊት ትምህርት ቤቶች ከልዩ ትምህርት ቤቶች አንዱ ሁኖ የጦር ስራዊት አባላትን ልጆች በማስተማር ላይ የሚያተኩር ትምህርት ቤት ነው።

ሳይኮሎጂ የሰው ልጅ ባህሪ አስተሳሰብ ስሜት በሳይንሳዊ መንገድ የሚያጠና የትምህርት መስክ ነው። የምክር አገልግሎት የጤና አጠባበቅና የትምህርቶችን በመድግፍ የስነልቦና ችግሮችን ለመፍታት የሚረዳ ትምህርት ነው።

የኦላይን ምዘና ስርዓቶች ፈተናዎችን በኮምፒውተር ወይም በታብሌት በመስጠት ውጤቶችን በፍጥነት ማግኘትና የውጤቱን ማጎልበት ምዘና ስርዓት ነው።

ሊሴ የግብረ ማሪያም በፈረንሳይኛ ሥር ተስምህርት የሚመራ ታዋቂ አለምአቀፍ ትምህርት ቤት ነው። ከቅድመ መደበኛ ጀምሮ አለምአቀፍ ደረጃ ምን የጠበቀ የትምህርት እንዲህ ለብዙ ዓመታት ሲያቀርብ ቆይቷል።

ኢንፎርሜሽን የቴክኖሎጂን ሶፍትዌር መንዲስ እና እትዮጵያ ዲጂታL ለውጥ እየተፋጠነ ባለበት ወቅት እጅግ ተፈላጊ ሙያነ መንግሥት እና በግል ተቋማት ውስጥ የኔትወርክ አስተዳድር የሶፍትዌር ልማት ሁሉ የሚሰራበት መያ ነው።

የድሬዳዋ ሁለተኛ ድረጃ ትምህርት ቤት በድሬዳዋ አስተዳደር ከተማ ውስጥ የሚገኝ ሲሆን የብዝሃ በይል ማይከል በሆነችው ከተማ ውስጥ የሁሉም ብሔሮች ተማሪዎችን ያስተናግዳል። ሊትራንስፖርት እና የኢንዱስትሪ ድሮችን መሰረት በአደረገ ትምህርት አቅተጨ ለመስተጥም ይጥራል።

የአዲስ አበባ አንደኛ ደረጃ ትምህርት ቤት ከአዲሳ በንገፋ ትምህርት ቤቶች አንዱ ነ በትልቅ የግቢ እና በብዙ ቅርንጫፎች የሚታወቅ ሲሆኝ በመንግሥት ሥርዓተ ትምህርት መሠረት እጅግ ብዙ ተማሪዎችን የሚያስተናግድ ነው።